ጉዞ ቱሪዝምና ስደት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም ጉዞ ካለ ቱሪዝም አለ ፤ ቱሪዝም ካለ ስደት አለ ፤ ስደት ካለ ደሞ ቱሪዝም አለ ፤ ቱሪዝም ካለ ጉዞ አለ ፤ ጉዞ ካለ ቱሪዝም አለ።

ውሻ ። ውሻ በሀገራችን ሆነ በአለም አቀፍ ደረጃ የሚታወቅ የቤት እንስሳ ነው ። እንዲሁም ለታማኝነት እና ለብዙ ነገሮች ምልክት ተደርጎ እንዲወሰድም አድርጎታል ። እንዲሁም በሀገራችን እንደ ቤት ጠባቂ እና የተለያዩ አገልግሎቶችም ይሰጣል።

ቤትና መኖሪያ ቤት ቤትና መኖሪያ ቤት ፦በጣም ትልቅ ነገር ናቸው ኢትዮጵያ ውስጥ ምከንያቱም ቤት ውስጥ ካልሆን ጅብ ይበላናል፤ ብርድ ይመታናል፤ ብዙ ነገር ያደርገናል። ስለዚህ መኖሪያ ቤት ፈንታ የማይገኝለት የሚገርም ነገር ነዉ።

ጌጥ ማስጌጥ እንድህ ቀለል ተደርጎ አይታይም። ምክንያቱም ያጌጠ ነገር ዋቢ እና ማራኪ ነውና። ስለዚህ ነገሮችን ማስጌጥ ትልቅ ድርሻ ያለው ነገር ነው በነገሮች ውበት ላይ ።ይህንንም ተከትሎ መዋብ ማስጌጥ አሪፍ ነገር ነው።